ዜና የሳይንስና ቴክኖሎጂ እድገቶችን በመዘገብ አዳዲስ ግኝቶችን ለህዝብ በማስተዋወቅ የእውቀት አድማሳችንን ያስፋፋል።

አይሱዚ፡- አይሱዚ በጣም ብዙ ስራዎችን እየሰራና ደረቅ ጭነቶችን ከቦታ ቦታ የምናንቀሳቀስበት ተሽከርካሪ ነው። እንግዲህ ይህ ተሽከርካሪ ብዙ ሀብታሞች ደህና ስራ እና ጠቀም ያለ እና አስፈላጊ ብር እየሰሩበት ነው።

ይህ አካባቢ ፍኖተሰላም አካባቢ ነው ይሄ ፍኖተሰላም የአደባባዩ ላይ እያለ አካባቢ ሲሆን ፉኖተ ሰላም ያለ አካባቢ እንግዲህ ፍኖተ ሰላምን የሚገልፁ ምልክቶች አሉት :: ፍኖተ ሰላም እንግዲህ የምዕራብ ጎጃም ዞን መናገሻ የሆነች ከተማ ስትሆን የች ከተማ በጣም ብዙ ጀግኖች ያሉባት ሀገር ናት ::አይ ጀግና!!

ምግብ ቤቶች የደንበኞችን ፍላጎት ለማሟላት የተለያዩ የአገልግሎት ዓይነቶችን እንደ መቀመጫ፣ መውሰድና ማድረስ ያቀርባሉ።

የሂሳብ ትምህርት የሂሳብ ትምህርት ብዙ ጊዜ ተማሪዎች በመዝናናት እየተማሩ የሚያርጉበትና ቀላል አርገው ከተማሩት ቀላል የሆነ ሲሆን የሒሳብ ትምህርት ሂሳቦችን መደመሮችን መቀነሶችን እና ብዙ ነገሮችን ማስላት እንድንችል ይረዳናል።

የታሸጉ መጠጦች፤ የታሸጉ መጠጦች በሱፐር ማረኬት የምናገኘዉ መጠጦች ሲሆኑ እነዚህ መጠጦች ታሽገውና ንጽህናቸው ጠብቀው በጥሩ ሁኔታ የምናገኛቸው የሱፐር ማርኬት ምርቶች ናቸው። የሱፐር ማርኬቶች እንግዲህ እራሳቸውን በተደራጀ መንገድ አርገውና አርገኛቸዋለን።

የኢትዮጵያ ህዝቦች ብዙ ጊዜ ወደ ውጭ አገር እየተሰደደ ያለ ሲሆን ይህ ስደት ደግሞ ቢቆም እንላለን። ይህ ስደት ብዙዎቻችንን ለሐዘን እያዳረገን ስለሆነ ብናቆመው በሀገራችን ብንሠራ እንለወጥ እናሳድግ።

ኡስታዝ አቡበከር፤ ኡስታዝ አቡበክር በኢትዮጵያ እስልምና ሃይማኖቶች በጣም አስተማሪ የሆነውና ታዋቂው ኡስታዝ ነው። እንግዲህ ኡስታዝ በጣም ለኢትዮጵያ ብዙ ነገሮችን እያደረገ ነው። ታዋቂ የእስልምና ሐይማኖት አባት ነው።

የጎንደር መልክዓ ምድር በጣም አስፈሪና ጎባጣማ የሆነ መልክዓ ምድር ነው። ይህ የጎንደር መልክዓ ምድር ብርዳማ የሆነና ተራራማ የሆነ ነው።

ዋርካ ይህ የኢትዮጵያ አገር በቀል እፅዋት ሲሆን ይህ የዋርካ ለከተሞች ውበት የሆነና ለጥላሁን የምንጠቀመና በጣም የሚያምር ባህላዊ እፅዋት ነው። ይህን እፅዋት መንከባከብ አለብን ።

ፖሊስ ፖሊስ ብዙውን ጊዜ ሕግን በማስከበር ይህንም በአግባቡ የሕግ አካል ሲሆን እንግዲህ ፖሊስ ሌባን በጥባጭን አጨናባሪን የምንይዝበት የሕግ ማስከበሪያ መሳሪያ ነው::እንግዲህ ፖሊስ ለፖሊስ ክብር መስጠት አለብን::

ሹሩባ ሹሩባ ብዙ ሰዎች የሚሰሩት እና በጣም ታዋቂው የፀጉር አሰራር ሲሆን ይህ ሹሩባ አሰራር ኢትዮጵያን ለየት የሚያደርጋት ከሌሎች ሀገር ላይ ለየት የሚያደርግ የፀጉር አሰራር ይህ አሰራር ብዙ እናቶቻችን የሚሰሩት የፀጉር አሰራር ነው።

ቴሌቪዥን ቴሌቪዥን ብዙ መረጃዎችን የምናገኝበት የኤሌክትሮኒክስ እቃ ሲሆን ቴሌቪዥን በየቤቱ የሚገኝ የኤሌክትሮኒክስ እቃ ነው።

አምባር:- አምባር በእጃችን እና በእግራችይ ላይ የምናደርገዉ ጌጣጌጥ ሲሆን ይህ ጌጣጌጥ ብዙ ጊዜ እናቶች እጃቸዉን እና እግራቸዉን የሚያስጌጡበት አይነት ነዉ።

ወጌሻ፤ ወጌሻ ስንሰበርና ወለም ሲለን በባህላዊ መንገድ ተይዘን የምንታሽናል እግራችን እስኪያምን ድረስ የሚያሹን የባህላዊ ህክምና ነው። ወጌሻ እንግዲህ ብዙ ጊዜ በባህላዊ መንገድ እራሳችንን አስከምንስት ድረስ የሳሙናል።

የኢትዮጵያ ኦርቶዶክስ ቤተክርስቲያን ከምታከብራቸዉ በዓላቶች መካከል አንዱ የትንሳኤ በዓል ሲሆን ይህ የትንሳኤ በዓል በአሁኑ ሰዓት ሚያዚያ ወር የሚከበር ሲሆን የኢየሱስ ክርስቶስን የተሰቀለበትን የሚያስታዉስ በዓል ነዉ።

የስራ ማስታወቂያ የስራ ማስታውቂያ ብዙውን ጊዜ ሥራ ሰሪ እና አሰሪን ለማገናኘት የሚደረግ ማስታወቂያ ሲሆን ይህ ማስታወቂያ በማህበራዊ ሚዲያዎች እና ቴሌቭዥን የሚነገር ነው::

ጃማ ደጎሎ በአማራ ክልል ሰሜን ሸዋ ዞን ውስጥ የምትገኝ አንዲት ውብና ታሪካዊ ወረዳ ስትሆን በተፈጥሮአዊ መስህቦቿና በልዩ ጂኦግራፊያዊ አቀማመጧ ትታወቃለች።

ዳማ ካሴ ። ዳማ ካሴ ብዙ ሰዎች ለሽውታ ለሚባል ህመም በባህላዊ መንገድ የምንጠቀመው ቅጠል ሲሆን እንግዲህ የዳማ ካሴ ቅጠል ብዙ ሰዎች መድኃኒት የሆነ ሲሆን ብዙ ሰዎችን ያዳነ የፈወሰ መድሃኒት ነው ። ይህ የባህላዊ ህክምና በብዙ አካባቢዎች ።

የጋራ መኖሪያ ቤቶች በጋራ ተሠርተው በጋራ የሚኖሩበት ቤት ሲሆኑ ፤ እነዚህን ቤቶች በአንድ ላይ በአክሲዮን የሆነን የጋራ በሥነ ሥርዓት የሚኖራቸው እና ተከባብረውና ተቻችለው በሚያስደነግጥ ሁኔታ ምንኖር ነው።

እንጀራ በአትክልት እንጀራ በአትክልት የተለያዩ አትክልቶች በአንድ ላይ ቀርበው የምንመገበው ምግብ ሲሆን ግን በጣም ለሰውነታችን ጥንካሬ እና ለሰውነታችን የሚስማማ የምግብ ዓይነት ነው።

ሱሪ ፋሽን በአሁኑ ጊዜ እስቲኪና ምናምን የሚለው ቀርቶ አሁን ተቀይሮ ወደ ሌላ መጡዋል የሱሪ ፋሽን እንግዲህ አሁን ሰፋ ብሎ የመጣ የፋሽን አይነት ነው።

የመንግስት ስራ: በመንግስት መስሪያ ቤቶች፣ በክልልና በፌደራል ደረጃ የሚሰጡ ስራዎች ናቸው። እነዚህ ስራዎች የህዝብን ጥቅም ለማስጠበቅና የመንግስትን አገልግሎቶች ለማቅረብ ወሳኝ ሚና ይጫወታሉ።

የቤት ውስጥ የመደርደሪያ ዕቃዎች መጻሕፍትንና ሌሎች ቁሳቁሶችን ለማስቀመጥና ቦታን ለመቆጠብ ጠቃሚ ናቸው።

ምግብ ባህላዊ ማንነትን የሚያንፀባርቅ ሲሆን እያንዳንዱ ሀገርና ክልል የራሱ የሆነ ልዩ የምግብ አሰራርና ጣዕም አለው።

ነጋሪት ጋዜጣ። ነጋሪት ጋዜጣ በየሳምንቱ የምትወጣ ጋዜጣ እና ብዙ ወሬዎችን የምታደርሰን የጋዜጣ አይነት ናት ።ይህችም ጋዜጣ አነስ አጠር ያለች እና ብዙ ነገሮችን የምትቀልበን እና የምታስደስተን ጋዜጣ ።

የትዝታ ሙዚቃ፤ የትዝታ ሙዚቃ ትዝታችንን ለማስታወስን ለመግለጽ የምንጠቀምበት የሙዚቃ ሲሆን ይህ ሙዚቃ ብዙ የወደፊት ያሳለፍናቸውን ጊዜያቶች ለማስታወት የምንጠቀመው።

ማህበረሰብ የጋራ እሴቶችና ግቦች ያላቸው የሰዎች ስብስብ ሲሆን ቤተሰብ ደግሞ የቅርብ ዝምድና ያላቸውና አብረው የሚኖሩ ሰዎች ናቸው

የትዝታ ሙዚቃ የትዝታ ሙዚቃ ብዙውን ጊዜ ለትዝታ የምንጠቀማቸው የሙዚቃ አይነቶች ሲሆኑ እንግዲህ የትዝታ ሙዚቃ ትዝታን ለማስታወስ ወይም ትዝታን ወደ ኋላ ዞር ብለን።

ክልላችንን እናስጊጥ ። ክልላችንን ማስጌጥ በጣም ብዙ ኢኮኖሚያዊ እና ማኅበራዊ ግንኙነቶችን ለማጠናከር ይረዳናል ።እንግዲህ ክልላችንን ስናስጌጥ እንደ ባህር ዳር ባሉ ከተሞች እንደ አባይን እና ጣናን የመሳሰሉ የተፈጥሮ ቦታዎችን የያዘች ከተማችን እናስጊጥ ።

የአርጎባ ማህበረሰብ የአርጎባ ማህበረሰብ በአማራ ክልል ውስጥ የሚገኙ በዚህ በጎንደር በደቡብ ወሎ የሚገኙ ማህበረሰብ ሲሆኑ እነዚህ ማህበረሰቦች ከሌሎች ማህበረሰቦች ለየት የሚያደርጋቸው ሴቶች የወንዶችን ወንዶች የሴቶችን የሚሰራ የባህል ልዩነት አላቸው

ቁጥርጥር በብዙ ሴት እህቶቻችን እና እናቶቻችን የሚሠራ የፀጉር አሰራር ሲሆን ይህ የፀጉር አሰራር በጣም ውበት ከማድረጉ በላይ ደግሞ ለአሰራር ምቹ እና ቀላል የሆነ አሰራር ነው። ቁጥርጥር

ብራና። ብራና እንደኢትዮጵያ ብዙ ዓመት ያስቆጠረ ነው። ወረቀት ሳይመጣ በፊት ለብዙ መጽሐፍት የተጠቀምንበት እና ብዙ ሰዎች በዛ የተማሩ እንዳሉ እና ይህ ደግሞ በጣም የሚያስደንቅ የጽህፈት መሳሪያ ነበር ።አቤት አቤት ዘመን።

የምግብ ዋስትና ሁሉም ሰው በቂና የተመጣጠነ ምግብ የማግኘት መብት ያለውበት ሁኔታን ያመለክታል

የታሸጉ እቃዎች ወይም ምግቦች በሱፐርማርኬት ስናገኛቸው በሱፐርማርኬት ውስጥ ብዙ ይርታሸጉ ምግቦችን አግኝተን፤ እነዚህ ነገሮች ገዝተን ወደ ቤታችን ማሄድ እንችላለን።

ብርቱካን ብርቱካን በጣእሙ ደስ የሚል እና ስንበላው የሚጣፍጥ ብዙ ሰዎች በአካባቢያችን የሚበቅል እጽዋት ሲሆን ይህ እጽዋት ሰዎች ይወዱታል ይበሉታል።

ጉና ተራራ ጉና ተራራን መጎብኘት ብዙ ነገሮችን ሲያስገኝልን ጉና ተራራን ብዙ ቱሪዝም እያስገኘ ያለ የአማራ ክልል በጎንደር አካባቢ የሚገኝ ተራራ ሲሆን ይህም ተራራ የሚጎበኙት ሰዎች በጣም በዝተዋል::

የባህል ሙዚቃ:- የባህል ሙዚቃ የአንዱ አገር ባህል ከአንዱ አገር ባህል የሚለያዩበት የሙዚቃ ሲሆን ይህ ሙዚቃ ለመጨፈር፣ ለመዝናናት፣ ለመፎከር፣ ለመሸለል የምንጠቀመዉ የባህል ሙዚቃ ነዉ።

ፖሊስ ብዙን ሰዓት ህግ የማስከበር ስራ ሲሰራ ብዙ ግዜ በማሯሯጥ ወንጀለኛን በማሰርና ሁከትን በመበታተን የሚታወቅ ሲሆን የአማራ ክልል ፖሊስ ደግሞ በጣም ጠንካራና ታዋቂ ፖሊስ ማህበረሰብ ነው።

የብርድ ልብስ ፋሽኖች የብርድ ልብስ ፋሽኖች በአሁኑ ዘመን ቀለል እና ደንደን ብለው ሞቅ የሚሉ ብርድ ልብሶች ናቸው። እንግዲህ የብርድ ልብስ ትልልቅነት ወደ ትንንሽነት በፋሽን መጥቷል። ቀለል ብለን ለመተኛት ይረዱናል።

ታንኳ ታንኳ በባህላያዊ መንገድ የሚሠራ የውሃ ላይ መጓጓዣ ሲሆን ታንኳ እንግዲህ ትንሽ ሰዎችን ብቻ ይዞ የሚያጓጓዝ የመጓጓዣ እንትን ነው።

ማንጎ ማንጎ ሁልጊዜ ለጁስ መስሪያነት የምንጠቀምበት እና ለሰዉ ልጆች ጤና አሰፈላጊ የሆነና በጣም በጣም አስፈላጊ የሆነ እና በጣም ጣፋጭ ሆነ ነገር ነው። ማንጎን እንግዲህ ስንበላ ብዙ ነገሮችን እናገኛለን። ማንጎ ብን

ድንች ድንች ፦በጣም የሚጣፍጥና በጣም ስንበላው በወጥ ላይ አድርገን የምንበላው ሲሆን ድንች ቦታዎች ላይ በብዛት ይበቅላል። በአንዳንድ ደጋማ አካባቢዎች ላይ የሚበቅል ሲሆን በተለይ ወደ እንጅባራ አካባቢ በስፋት ይበቅላል።

የመብራት አገልግሎት በአሁኑ ሰዓት በከተሞች አካባቢ መቆራረጥ የሚያስከትልና ብዙ ችግር ሊፈታ ያስፈልገዋል! የመብራት አገልግሎት እንግዲህ ብዙ አካባቢዎች ላይ የመቆራረጥ አለ አገልግሎቶች እንዲስተካከ፤ ሉ መደረግ አለበት።

አሳ የማጥመድ ጥበብ:- አሳ የማጥመድ ጥበብ ብዙ ጊዜ በጣም ብልህ መሆን ያስፈልጋል። ለአሳ የማጥመድ ጥበብነት በብዙ በባህርዳር አካባቢ በጥበብ እንደሚጠመድ ብዙ ሰዎች ይናገራሉ።

ባልና ሚስት፦ ባልና ሚስት ብዙውን ጊዜ ለልጆቻቸው ተሳስበው የሚኖሩና ወንድና ሴት መካከለ ያለ ነው ሚስት ሴት ስትሆን ባል ደግሞ ወንድ ነው እና ባልና ሚስት ልጅ ያላቸው ሲሆን ለልጆቻቸው በማሰብ ስለልጆቻቸው የሚኖሩ ናቸው።

ባህርዳር የሚገኘው ዲብ አንበሳ ንፃ ዲብ አንበሳ ንፃ በአሰራሯ ለየት ያለችና እጠር ቀጠን ወፈር ያለች ናት እንግዲህ ይቺ ዲብ አንበሳ የምትባለው ሆቴል በጣም ጥንታዊ የባህር ዳር ሆቴል ናት ይች ሆቴል በጣም ታዋቂ ናት ::

ጎማ ወይም ጀሪካን ቤት ውስጥ ውሃ ለመቅጃነት የምንጠቀመውና የምንናን እንቀሳቀስበት ጠቃሚ የቤት ዕቃ ነው በብዙዎቻችን ቤት የሚገኝ ሲሆን ይህ ጀሪካን በመጠን የተለያየ ሲሆን አምስት ሌተር፥ ስድስት ሊተር፥ አስር ሌተር፥ ሃያ ሊተር ከዛም በላይ ያለ ሲሆን ይህ የውሃ መቅጃ ጀሪካን ነው ።

ሩጫ በኢትዮጵያ ላይ በጣም ብዙ ታሪክ የተሰራበት የስፖርት አይነት ነው እንግዲህ ሩጫ በኢትዮጵያ ንጉስ በሆነችበት በአለም ላይ እና ከአማራ ክልልም ብዙ ሯጭ ያለበት ሲሆን እና ጌትነተዋል የአማራ እንቁ የሆነ ሯጮች ናቸው ።

አበበች ቡና ቤት:- አበበች ቡና ቤት በጣም ታዋቂ የሆነ ቡና ቤት ሲሆን ይህ ቡና ቤት በጣም ቡዙ ደንበኛ ያለዉ ቡና ቤት ነዉ። ይህ ቡና ቤት ብዙ ጊዜ በጣም ጠፋጭ ቡናነቱ ይታወቃል። ይህ ቡና ቤት ቀምሶ የማይተዉ የለም።

ጎመን፦ ጎመን ብዙ ሰዎች የሚበሉትና ብዙ ሰዎች የሚጠቀሙት የምግብ አይነት ነው ፤ ይህ ጎመን ለብዙ ነገሮች እንጠቀማለን፥ ጎመን ወጥ ስንሰራ የምንጠቀመው ዋነኛ ምግብ ነው።

ካኑ ካኑ ከባህዳር ዩኒቨርሲቲ ፊት ለፊት ያለች በጣም ታዋቂ የሆነች ቤት እና በጣም ደስ የሚል ቤት ናት። ይህቺ ቡና ቤት እንግዲህ በጣም ለማየት እና እንትን ለማለት የምታምር እና አሰራራቸው በጣም የሚያምር ነው። ግን ገብቼ አላቅም።

ደሳለኝ ጫኔ ለአማራ ተቆርቋሪ የሆነ እንቁ የሆነ የፖለቲካ ሰው ነው። ደሳለኝ ጫኔ በአሁኑ ሰዓት ከ ጠቅላይ ሚኒስተራችን ጋር አንገት ለአንገት እየተፋጠጠ ያለ እና ስለ አማራ እየተናገረ ያለ አልኩ ፖለቲካችን ነው።

አዲስ ዘመን ጋዜጣ:- አዲስ ዘመን ጋዜጣ ታዋቂ የሆነ ጋዜጣ ሲሆን ይህ አዲስ ዘመን ጋዜጣ በሳምንቱ ጊዜዉን ጠብቆ ብቅ የሚል እና ብዙ መረጃዎችን በፍቅር እና በደስታ የሚሰጠን ስለ ብዙ ነገሮች የሚዳስስ የጋዜጣ አይነት ነዉ። አዲስ ዘመን ጋዜጣ ያንብቡ ይከታተሉ።

ስቶቭ፦ ስቶቭ በኤሌክትሪክ የሚሰራ ምድጃ ማለት ሲሆን ምግብን ለማብሰል የምንጠቀመው በኤሌክትሪክ የሚሠራ ዘመናዊ የምግብ ማብሰያ ዕቃ ነው ፤ በኤሌክትሪክ የሚሠራ ዘመናዊ ዕቃ ነው።

የስፖርት ዜና ፦ የስፖርት ዜና ብዙ ጊዜ በተወዳጆች የስፖርት ጋዜጠኞች ሲነገር ይህንን የስፖርት ጋዜጠኞች ሰናይ በጣም የምናከብረው እና ልናዳምጠው የምንችለው የስፖርት

ደንባራዎቹ መገናኛ ብዙኃን:- ደንባራዎቹ መገናኛ ብዙኃን በአሁኑ ሰዓት በባህርዳር ዩኒቨርስቲ የሚገኝ እና በባህርዳር ቤተመፅሀፍት ይገኛል። ይህ ቤተመፅሐፍት በባህርዳር ዩኒቨርስቲ የተፃፈ መፅሐፍ ሲሆን በጣም ብዙዎቹ የወደዱት እና ብዙ ነገሮችን ሊያሰሰተምረን የመጣ መፅሐፍ ነዉ።

የመንገድ ዳር መብራቶች፦ የመንገድ ዳር መብራቶች ለመንገዱ ሰላም ሲባል እና በጨለማ ሰዓት መንገዱ መብራት እንዲኖረው ተደርጎ የሚሠራ የመሰረታዊ የአገልግሎት ነው። ይህ እንግዲህ ተለቅ ተለቅ ባሉ ከተሞች ላይ ይገኛል የመንገድ ዳር መብራት አስፈላጊ ነው ለዜጎች እንቅስቃሴ።

የባህር ዳር ከነማ የስፖርት ክለብ የራሱ የሆነ አርማ ሲኖረው ይህም አርማ ባህርዳርን የሚያሳይ አርማ ነው ። ስለ ባህርዳር መገለጫ የሆነው ባህር ዳር ከነማ የራሱ የሆነ አርማ ያለው የስፖርት ክለብ ነው ።

የወተት ማለቢያ ማሽን:- የወተት ማለቢያ ማሽን ላሞችን ከእጅ ከሚታለቡበት በፍጥነት ቶሎ የላሞችን ወተት ለመቀማት ሲባልየተፈጠረ ማሽን ነዉ። ይህ ማሽን እንግዲህ ዘመናዊ ሆኖ የመጣ እና ላሞችን ሳይታገሉ ወተታቸዉን በምርጥ ስታይል ...

አረቂ:- አረቂ ብዙ ሰዎች የሚጠጡት እና በተለይ ወደ ገጠር አካባቢ በጣም በትልቁ የሚፈለግ ዋነኛ መጠጥ ነዉ። አረቂ የሚያሰክር እና አልኮሉ በጣም ትልቅ የሆነ የመጠጥ አይነት ነዉ።

እስክርቢቶ፦ እስክርቢቶ ለጽህፈት መሳሪያነት የምንጠቀመው በጣም ቀላልና ዘመናዊ የሆነ የጽህፈት መሳሪያ ነው። ብዙ ሰው የሚጠቀመው እና ለመጻፍ ምቹ የሆነ የጽህፈት መሳሪያ ነው።

ዘንባባ በባህር ዳር በስፋት የሚገኝ እጽዋት ነው ። ይህ ለከተማው ውበት እና ድምቀት የሆነ ዛፍ ነው ::ዘንባባ ለጥላነት እና ከተማን ለማሳመር የሚያሳምር የእጽዋት አይነት ነው ።

ቁም ሳጥን ቁም ሳጥን በቤት ላይ የምናገኘው ሳጥን ሲሆን ይህ ሳጥን ብዙ ልብሶቻችንን ጫማዎቻችንን በስነስርዓት ለመደርደር የምንጠቀመው የሳጥን አይነት ነው ይህ ሳጥን ብዙዎችን በአንድ ላይ አድርገንና በተደራጀ መልኩ እንድናስቀምጥ ይረዳናል።

የኢትዮጵያ ህዝብ ብዙውን ሰዓት ወደ መካከለኛው ምስራቅ ሀገር ወደ ሳውዲ አረቢያ እና የመሳሰሉት ሀገሮች ለመሄድ በባህር እየሄደ እያለቀ ነው። ይህ የሚሄዱት ህዝቦች እንዳይሄዱ ቢደረጉ መልካም ነው እንላለን። እንግዲህ ስደት ጥሩ አይደለም።

የሸሚዝ ፋሽን የሸሚዝ ፋሽን ብዙ ሸሚዝ ለባሽ እየመጣ ሁኗል ወጣት እነ የሸሚዝ ፋሽን እየበዛ የመጣ የፋሽን አይነት ነው። የሸሚዝ ፋሽን ቁልፍን በመፍታትና ቁልፍን በማድረግ የተለያዩ ፋሽኖች መጡ።

የእስምና ሃይሞኖት የሚከተሉ ሃይማኖት በቀን ሰባት ጊዜ መስገድ ነው። ይህ ሰባት ጊዜ መስገድ እንደ መሱር ምናምን የሚባሉ የሰገዳ ስሞች ያሉት ሲሆን፤ ይህ ሃይማኖት ብዙ ተከታይ ያለው ሃይማኖት ነው።

ቆንዳላ ቆንዳላ ምርጥ የጸጉር አሰራር ሲሆን ይህ አሰራር ብዙውን ጊዜ ሴቶች የሚሰሩት የጸጉር አሰራር ሲሆን ይህን አሰራር ለመሠራት ብዙ ደስታ እና በጣም ብዙ መመኘት ያስፈልጋቸዋል ይህ የጸጉር አሰራር ሲሰሩ በጣም ያምርባቸዋል።

ዳማከሰይ:- ዳማከሰይ ከባህላዊ ህክምናዎች ከምንጠቀምባቸዉ መድኃኒቶች የመጀመሪያዉ ቀዳሚ ነዉ። ዳማከሰይ በባህላዊ ህክምና ለሽዉታ ወይም ምች ለሚባል በሽታ የምንጠቀመዉ መድኃኒት ነዉ።

በኩር ጋዜጣ በኩር ጋዜጣ በአማራ ክልል ሚድያ ኮርፖሬሽን የሚወጣ ጋዜጣ ሲሆን ይህ ጋዜጣ ለብዙዎቻችን የሚደርስ እና በእጃችን በሃርድ ኮፒ የሚናገኘ የዜና ስርዓት ነው።

በኩር ጋዜጣ:- በኩር ጋዜጣ አማራ ክልል የምትወጣ ስትሆን ይች በኩር ጋዜጣ ስለሁሉም ነገር የምትነግረን ጋዜጣ ናት። በኩር ጋዜጣ ስለ እስፖርታዊ ነገሮች ስለፖለታካ ነገሮች እና በሳምንቱ ስለተፈጠረዉ ነገር የሚነግረን ጋዜጣ ነዉ።

የደብረ ብርሃን ዩኒቨርስቲ አርማ የደብረ ብርሃን ዩኒቨርስቲ አርማ ደብረብርሃን የሚወክል ሲሆን የደብረ ብርሃን ዩኒቨርስቲ አርማ የሚያንጸባርቀው ስለ ደብረ ብርሃን ዩኒቨርስቲ ምንነት ነው።

የሳይንስ ትምህርት የሳይንስ ትምህርት ስለ ሳይንስ የምናውቅበት እና ስለ ሳይንስ የምንረዳበት የትምህርት ክፍል ሲሆን ስለ ሳይንስ የማወቅ ደግሞ ዘመኑ በደረሰበት ነገር አውቀን እና ብዙ ነገሮችን ማጥናት አለበን።

እርሳስ ብዙን ጊዜ ስዕል ለመሳል የምንጠቀመው የጽህፈት መሳሪያ ሲሆን እርሳስ ብዙ ጊዜ ስዕሎችን ለመንደፍና ስዕሉን ለማሳመር የምንጠቀመው የጽህፈት መሣሪያ ነው። የጽህፈት መሳሪያውን እርሳስ እንጠቀም።

የጉልበት ሥራ የጉልበት ሥራ በጣም አሰልቺ እና አድካሚ ሲሆን ይህ የጉልበት ስራ ጉልበት በመልፋት የሚሠራ ስራ ሲሆን ተቀምጦ መዋል የለም ጉልበት ስራ ላይ።

ሳር ቤት፤ ሳር ቤት በድሮ ሰአት አባቶቻችን ሲኖሩባት የነበረች የኢትዮጵያ ቅርሳዊ የሆነች ቤት ናት። እንግዲህ ሳር ቤት ብዙዎቻችን ያደግባት ቤት ናት። እናም ሳር ቤት ለኢትዮጵያ...

ፍቅር እስከ መቃብር ፍቅር እስከ መቃብር ብዙዎችን ፍቅር የተማሩበትና ብዙዎች ብዙ አንባቢ ያገኘና ብዙ ሰው የወደደው መጽሐፍ ነው። ይህ መጽሐፍ ታዋቂው ደራሲ ሀዲስ አለማየሁ የጻፈው መጽሐፍ ነው።

ምሳር ለማገዶ የሚሆኑ እንጨቶችን ለመቆራረጥ የምንጠቀምበት የቤት መሳርያ ነው። እንግዲህ ምሳር ብዙውን ጊዜ ትልልቅ የሆኑ እንጨቶችን ለመሰንጠቅ ለማሳጠር ለመቀነስና ለማተነሽ የምንጠቀምበት መሳርያ ነው።

አቦሸማኔ አቦሸማኔ ፈጣን የዱር እንስሳ ሲሆን አቦሸማኔ ስጋበል ሲሆን እንስሳ ነው በፍጥረቱ በጣም ታዋቂው በሰከንድ ይኸን ያኽል ኪሎሜትር የሚሮጥ የዱር እንስሳ ነው።

ጠላ ጠላ ኢትዮጵያ ላይ ብዙ ጠጭ ያለውና ብዙ ወዳጅ ያለው ይህ ጠላ እንግዲህ ብዙ ጠላዎች ሲኖሩ ነጭ ጠላ ወደጎጃም አካባቢ ያለ ጠላ ሲሆን ጥቁር ጠላ ደሞ ወደጎደርና ወሎ ያለ ጠላ ነው። ይህ ጠላ ብዙ ጊዜ ብዙ ሰው ይጠጣዋል።

የጎጃም የጭፈራ ባህል የሚያምርና በኢትዮጵያ ላይ በጣም ታዋቂ የሆነ በአማራ ክልልም አልፎ በኢትዮጵያ ታዋቂ የሆነ የጭፈራ ባህል ሲሆን ይህም እንቅጥቅጥ ሦስት ምት ሁለት ምት የጭፈራ ባህል ነው።

ባጃጅ:- ባጃጅ ከተማ ለከተማ የምትንቀሳቀስ የመጓጓዣ አካል ስትሆን ይቺ የመጓጓዣ አኬል ትንሽ ሰዎችን ሦስት ሰዎችን ብቻ ከቅርብ ርቀት ቅርብ ለቅርብ የምትንቀሳቀስ የከተማ ለከተማ መጓጓዣ ናት።

የወሎ ሀይቅ ያለች ሀይቅ ወሎ ያለችው ሀይቅ በጣም ብዙ ሰው የሚዝናናባትና ከደሴና ከኮቦልቻ ሂደው ብዙ ሰዎች የሚዝናኑበት ቦታ ነው። ይህ ቦታ በጣም የሚያምርና ታሪካዊ ቦታ የሆነ ያለበት ቦታ ነው። ይህ ቦታ በጣም ብዙ ሰው ይሄድበታል።

አለም ቡና ቤት አለም ቡና ቤት ልክ እንደስሙ አለም የሆነ ቡና ነው ያለው። አለም ቡና ቤት ቢጠጡ አለምዎን አይተው ነው የሚወጡት። አለም ቡና በት በጣም አለም የሆነ ቦታ ነው።

የደጀን አካባቢ ደጀን በጎጃም በአማራ ክልል የሚገኝ አካባቢ ሲሆን ይህ ደጀን ብዙ መኪናዎች የሚበዙባትና የንግድ ከተማም ናት ይቺ ከተማ በጣም በረሀ አካባቢ ላይ ያለች ስትሆን በጣም የምታስገርም ከተማም ናት።